የምንመለከተው ለየት የለ ጌጣጌጥ ለሰርግ ብቻ የሚሰሩ ለየት ያለ ማስጌጥ ዲኮር ሲሆን አደምናይው በጣም ሚያምር ሁኔታ ላይ ነው በሚያምር ሁኔታ በጣም ሚያምር ድኮሬሺን ሲሆን አደምናየው ሚዜዎቹ እና ሙሽሮች የሚቀመጡበት ወንበር የተቀመጠ ሲሆን የተለያዩ አበቦችም የተለያዩ መብራቶችም ያሸበረቀ ጌጣጌጥ ነው ።

በሙስሊም ላይ የምንመለከተው ጥበብ የኢትዮጵያ ባህላዊ ሲሆን በእጄ የሚሠራ ጥበብ ነው መቀመጫ ወንበሩ ወይም ሶፋ ሲሆን በተለያዩ የበግ ቆዳዎች የላምና የበሬ ቆዳዎች የተሰራው ወንበሩ ነው። ለአይን በጣም ማራኪ ሲሆን የተለያዩ ሰዎች በመውሰድ ይሸጡታል።

ይህ ለያለጸዋ በተለያዩ ደጋጋሚሆኑ ስፍራዎች ላይ የሚመቅድ ፅዋት ሲሆን በተለይሰው ግረር በህንባልታውቀ ለተለያዩ በርሚል ለማጠን የሚሆኑ ንግሮች ለማጠና ላይት ያለሽታ ለምስተት የሚረዳ ያጽዋት ነው እንደምነዩም ውሃ ማካለት የሚወቅል ሰው የተለያዩ ነጨናጫ ፍሪዎችም አሉባት

ይህ የምትመለከቱት የእጽዋት ሲሆን እራቅ ወዳለ ስምጥ ሸለቆ አካባቢዎች ላይ የሚገኙ እጽዋት ሲሆን እንደምናየው በጣም የሚያምር በሚታይበት ጊዜ ደስ የሚል ከለር ያለው እጽዋት ነው እንደምናየው የተለያዩ ስምጥ ሸለቆች አካባቢ የሚገኝ መሆኑን እናያለን እንደሚታየው ህክምና በሚደረግበት ጊዜ የምንጠቀመው እፅዋት ነው።

የምንየው ፍቅር አዲስን ሲሆን በኢትዮጵያዊያን ዘንድ በጣም ተወዳጅ ናት በብዙ ስራዎቿ የምናውቃት ሲሆን ጥሩ ተሰጥዖ የተሰጣት አንጋፋ ዘፋኝ ናት ከዚህሞችዋ መካከል ምስክር የሚለው በብዙ ዝብ የተወደደላት እና ብዙ አክብሮትን ያገኘችበት ስራዋ ነው።

ይህ መለከቶ ከተፈጥሮና ከአከባቢ የሚመደቅ አንድ መስለስ እንደምንውም ንፁ የምንጭ ውሀ የሚበለ የምንጩዎች ጊዜ ውሃ በተላይ ሽዱኋዎች የሚሠሩት ከምንጩሃንወንባል የሚተቁሰ እንደመመከት። ይህ አንድ ወጣትምንን ይህን የምንጩሃ እየጠጠ የሚንመለከት ይሆናል።

እምንመለከታቸው ሕግ አስከበሪዎች እንምኖለት ያሉ ከታቻሉ ወታድሮችን ሻለቃው ሰሚዎት አላቆች በሚለቁበት ጊዜ የሚደረግ ልዩ የሆነ አካባብርስን እንደምንያን ከፊት ዋንጫ ሜዲያልያ ብዙ ነገሮችን የመለከትደ ልዩ ተሰጦ ልዩ ባህሪ ለነበራችው ለተለያዩ ሰዎት የሚሸለም ሽለማት ነው።

በምስል ላይ የምንመለከተው የንጽህና መጠበቂያ ከምንላቸው አንዱ ሲሆን ሴቶች እግራቸውን በምታጠብ ጥፍራቸውና ተረከዛቸው እንዳይሻክር በተለያየ ቅድስ ቅርጽ የሚያስዙበት ሲሆን እንዲሁም በምስሉ ላይ አንዲት ሴት እግሯን ዘፍዝፋ ለየት ባለ ማሻ ተረከዙን በማሸት ቆሻሻዎችን የሚያስወግድ ይሆናል።

ይህምን መለከትው ልዩ እዕዋት ከሚበሉ ጸብት መካከል አንዱሆን ባቂለ የወም አተር በንባል የሚታወቅዘ በወብጡ አራት ወይም አምስፍሬት በመያት እየተፈለሰ የሚበለ ሊት ያለት በቀጠራም አካበል የሚበቅ ቦታ ሲሆን በእርሻ ወይም በማሳ ውስጥ ተገርቶ የሚገኝ አንድጸዋት ነው፡፡

እንደምናው የተንጣል የሚያምር ሪሊስቴት ቤት ሲሆን ከውጭ ላይ እንደምና ውስጡም ኢንቴኔድ ዲዛይኑም ከውጪ የደኢንፌሪ ዲዛይን በጣም የሚያመር ጥርቱር የተሠራቤት ሲሆን ፖቶውም ደስ ይላል እንደምናዩውን ጣራውም ዲዛይን የተሠራበት ዲዛይን በጣም ደስሚል ዲዛይን ነው።

በምስሉ ላይ የምንመለከተ ታዋቂዋ ዘፋኝአምሳል ምትትኬ ናት የኢትዮጵያ ባህላዊ ዘፈን የተለያዩ ቦታዎች ምሽት ወይም የባህላዊ ውዝዋዜውን ጭፈራ ቤቶች በጣም ኢትዮጵያ ታዋቂ ዘፋኞች መካከል አንዱ ናቸው

የምንመለከተው የአማራ ሚዲያ ኮፕረሽን የዜና ሰዓት ሲሆን ስለ ትምህርት ተቋሩ ተማሪዎች የምናገረው ካላት.1 ሚሊዮን በላይ የተማሪዎች የአማራ ክልል ትምህርት እነዚህ ልጆች ወደ ትምህርት ለመመልስ የሚደረግ ሃሳቦችንም የተነገረ ይሆነል።

ይህ የምናየው መጽሐፍ በትላልቅ መደብሮች ላይ የምናገኘው መጽሐፍ ሲሆን ፀሐፊው ዶክተር ዳዊት ወንድማገኝ ሲሆን በሚል ርዕስ አለም አለማወቅ በሚል ርዕስ በቅርብ ጊዜ ተወዳጅነትን ያገኘ ትልቅ መጽሐፍ ነው የምንኖረው ባለማወቅ ውስጥ ነው የሚል ትልቅ መፈክርን ይዞ የተነሳ መጽሐፉ ነው።

ይህ የምንመለከተው ከንግድ እና ከግግጣ አንዱስሆን እንደምነው ንግዳካል ችሆን እንደምነው መጻሐፍ መፈጫ መደብር ነው። ብክ ስትወር ይባላል። እንደምናየው የተለዩ የቅለው ጊዜ መጻፋት የድሮ መጽፋት የተለያዩ መጸቱ ስምና ይዘት እንደምናየው ከፊለክት ከምነስንጀምር ስሙውር የህፍልስፍ እና ለማህድነህ ህብር ነ የተለያዩ የተዋቂ መጻፍቶች እንመለከታለን።

ይህ የምንመለከት የጌጠጌጥ ለየቱ ልስራጌጠጌጥ ሲሆን አንዳንዴ እንደቀለበትም አንዳንዴ እንደሴቶች ደርጌጥን ሊኛረጉት መስር እንደምና በተለያዩ ዋቃማባውን የሚያምረቀረቁ ደመንዶች የተሠራቸው እንደምናም ከፊል ለፊቱ ለሆናዊ መስር ቅርጫለው ቀለበት ነው።

ይህ የምንመለከተው ባህላዊ አሰራር በኢትዮጵያ እና በኢትዮጵያ ብቻ የሚገኝ ባህላዊ አሰራር ሲሆን በድሮ ስሙ ደሮ ወጥ በመባል ይታወቃል። የኢትዮጵያ አንደኛ ታዋቂው ምግብ በመባል ይታወቃል። ደሮ ወጥ በተለያዩ በዓላት ጊዜ የሚሰራ ሲሆን ሙሉ ቤተሰብ በሚገኙበት ጊዜ ዶሮ ወጥ ይሰራል።

እዚህ ምስል ላይ የምንመለከተው የተለያዩ አትክልቶች እና ፍራፍሬዎች በኢትዮጵያ ገበያ ውስጥ ጉሊት ከበያ በሚባል ቦታሉ ደገኝታው ም የምናገኛቸው ሲሆን እንደ ምኖፊት ላይ ቃሪያ በሌላ ስሙ ፎስል እያልን የምንጠራው ቁስጥ አለ ጎምናል እንደምነ የተለያዩ አነቶች ይህን በመሸጥ የሚትደደሩ ይሆናል።

ይህ የምንመለከተው ጤና ጣቢያ ወይም ሆስፒታል ሲሆን በተለያዩ ህመሞች ምክንያት የሚመጡ እናቶችን የሚያክም ጤና ጥበብ ሲሆን ከምስሉ ላይ እንደምናየው አንዲት እናት ልጇን አቀፋ የምትገኝ ሲሆን በተለያየ ህመም እናቶችን እያከመ በጤነኛ አቋም የሚመልሳቸው ጤና ጣቢያ ነው።

ይህ ምስሩን የምንመለከትሰይ አዲሱ የአማራ ብሄራዊ ክልለዊ መንግስት ፕሬደንትንተሾመ ሲሆን ስሙም አረጋ ከበድ በመባል ሊታወቀል የግዝ በፊት በትለየ ፖሎቲከ ወዚሮች የሠራ ሲሆን አሁን በተሰጦ ሹመት የአማራ ቅልላዊ መንግዝት ቢሮ ፕሬዝዳንት በመሆን ተሹሟል፡፡

ይህ የምትመለከቱት የትምህርት ጋውን የዩኒቨርሲቲ ተማሪዎች በዩኒቨርሲቲ ውስጥ የአምስት አመት ቆይታውን ወይም ደግሞ የአራት ዓመት ቆይታውን ጨርሶ ሲወጣ የሚያደርገው ን ሲሆን ሲመረቅ የሚሰጠው ልዩ ጋውን ነው ይህ ጋውን ለየት የሚያደርገው ድግሪ ስትጨርስ ሳይሆን ማስተርስ ወይም ፒኤችዲ ስትጨርስ የሚደረግ ልዩ ጋውን ነው።

ይህም የምንመለከተው ባህላዊ ጌጣጌጥ ሲሆን በአዊ ወይም በአገው የሚታወቅ ባህላዊ ጌጣጌጥ ሲሆን እንደምናያት ልጃገረዲቱ ቀይ የሆነ ስትራይፕነክ አርጋልች የተለያዩ ነጭ አልባሳት ለብሳለች እና አንገቷ ላይ ያደረገችው የተለያዩ ጌጣ ጌጥ ከብር ወይም ከነሀስ የተሰሩ ጌጣጌጦች ናቸው።

ይህ የምንመለከተው የአዲስ አበባ ጎዳናዎችን ሲሆን የተለያዩ ባሶችን ቁመው ሰዎች ተሰልፈው እነዚህ ባሶች ውስጥ ለመግባት እናያለን እነዚህ የምናየው ኤሌክትሪክ ባይክል የሚል የኤሌክትሪክ ባስ ሲሆን ከውጪ ሀገር የመጣ ሲሆን በኤሌክትሪክ የሚሰራ ባስ ነው።

ይህ ምንመለከተው ምግቡ የኢትዮጵያ ባህለ ምግብብ ባለሚታወቁ ዶሮ ወጥ ሲሆን በተለያዩ ጊዜ ህም በጣም ጠበቆ በአል በአል በሚውግዜት የሚሠራ ትልቅ ምግብ ሲሆን ተለያዩ እናቶዎች ጊዜ በመወሰድ ዶሮ አሳርዳ በስለ በጣም በዙመልኩ ኤሚር ፕሮሰስ ስለሆነ ደስ የሚል የኢትዮጵያ ባህላዊ ምግብ ነው።

ይህ የምንመለከተው መጽሐፍ ስለ የምናየው በፍቅር ስም የተሰኝ መጽፍ ነው ሁለተኛትኖ በዓለማዩ ገላጋይ የተደረስ መጻን ፊሆን ገና ከርሱን ሊሆኑ ረደው ስለ ተለያዩ የፍቅር ዓይነቶች የፍቅር ይዘቶች የሚወራ መጽሐፍ ነው።

ይህ የምንመለከተው የመጠጥ አይነቶች ከፊትለፊታችን እንደምናየው ወይን የሚባል መጠጥ ሲሆን፤ ከወይንና ከተለያየ ፍራፍሬዎች የሚሰራ ሲሆን የወይን ፍሬ ከሚባል የሚሰራ ሲሆን ለተለያዩ ኦኬዥኖች የሚቀርብ መጠጥ ነው። ብዙ ጊዜ ሴቶች ናቸው የሚጠጡት ይባላል አሪፍ መጠጥ ነው።

ይህ የምንመለከተዉ ፋሽን ሾዉ ዉድድር በመባል የሚታወቅ ሲሆን እንደምናያቸዉ በተለያዩ የሀበሻ ልብሶች አሸብርቀዉ የሚገኙበት እንደምናየዉ ሴቷ ሹሩባ በመሰራት የጎንደርን ባህል በመምሰል ሀበሻ ልብስ አርጋ ዉድድር ላይ የምንመለከታት ሲሆን ከኋላ እንደምናያቸዉ ብዙ ህዝቦች ይሄንን ዉድድር ለማየት የምንመለከታቸዉ ይሆናል።

ይህ የምንመለከተው አርማ ወይም ሎጐ ዳሽን ባንክ በመባል የሚታወቅ ሲሆን በኢትዮጵያ ካሉ ታዋቂ ባንኮች ስም ዝርዝር የሚዘረዘር ቀዳሚው ባንክ ሲሆን እንደምናውቀው ለየት ባለ አድቨርታይዝመንት የሚታወቅ ባንክ ሲሆን ዳሽን ባንክ የሚተማመኑበት ባንክ በመባል ይታወቃል ። የተለያዩ የብድር ተቋማትን በማመልከት የሚታወቅ ባንክ ነው ።

ይህ የምንመለከተው ጌጣጌጥ ለየት ተብሎ የሚታወቅ ጌጣጌጥ ሲሆን ለተለያየ በዓላት የሚዘጋጅ ጌጣጌጥ ነው። ለምሳሌ ለሽምግልና፥ ለቀለበት፥ ቤቢሻወር የምንለው አለ ፤ ይህ ጌጣጌጥ ለሽምግልና የተደረገ ጌጣጌጥ ሲሆን በአበቦች፥ በተለያዩ ሳህኖች ያሸበረቀ ጌጣጌጥ ነው።